ጥበብ እና ባህል ብለን የምንገልፃቸዉ ከባህላዊ የቤት እቃዎች የምንሰራቸዉ ሶፌትን ብንወስድ ስፌድ ማለት የአለላ፣ የስንደዶ በመስፋት የሚሰሩ ሰፌድ እና ሞሶብ ናቸዉ።

ቡና ቤቶችና ምግብ ቤቶች በገጠር ፥በከተማ፥ በውጪ፥ በሀገር ውስጥ ሁላ ማንኛውም ሰው ከቦታው ቦታ ሲንቀሳቀሰ ርቦት በገንዘቡ ከፍሎ ተመግቦ ረሀቡን የሚያስታግስበት ቦታ ነው።

ከመጓጓጃና ተሽከርካሪዎች አንዱ የሆነው የጭነት መኪና ሲሆን የጭነት መኪና እቃዎችን ከቦታ ወደ ቦታ ለማድረስ የሚያገለግል የጭነት አገልግሎት የሚሰጥ መኪና ነው።

ህግ አስከባሪ ከምንላቸዉ አንዱ ፖሊስ ነዉ። ፖሊስ ፀጥታን የማስከበር ወንጀለኞችን የመያዝ የተበደሉ ሰዎችን ደግሞ ወደ ህግ አካል ማቅረብ ዋነኛ ስራዉ ነዉ።

የጫማ አይነቶች ብለን መግለጽ ብንችል የአገር ባህል ልብስ ማላበሻ የወንዶች ከቆዳ በጥልፍልፍ ሊሰራ ይችላል።

ሃይማኖት ስንል የአንድ ሰው ወይም ማህበረሰብ ራሱን የሚለይበት መለያ ምልክቱ ነው ሀይማኖት ማለት። ሃይማኖት ማለት በክርስትና፣ በእስልምና ተብሎ ተለይቶ የሰው ልጅ ራሱን የሚለይበት ነው።

ቡና ቤቶች እና ምግብ ቤቶች ምግብ ብቻ ተመግበን የምንወጣበትን ሳይሆን የሚጠጡ ነገሮችንም አረፍ ብለን እየተጫወትን ጠጥተን ልንወጣ የምንችልበት ቦታ ነው።

ጥበብና ባህል በሚለው ስር ባህልን ብንመለከት ለምሳሌ የአንድ አካባቢ ባህላዊ የሆነው ምግብን ብንወስድ በትግራይ አካባቢ ከበሶ የሚዘጋጅ ጭብጦን በስጎ ተደርጎ የሚሰራ ምግብ ብሎ ጡብሎ የሚባለው ምግብ ባህላዊ ምግብ ነው።

የጽህፈት መሳሪያዎች የምንለው አንዱ ውስጥ ደብተርን ብንወስድ፤ ደብተር ለተማሪዎች መማርያ ማስታወሻ ለመያዣ እንዲሁም የተለያዩ መዛግብቶችን ለማሳረፍ የሚያገለግል ነው ደብተር።

ጥበብና ባህልን በተመለከተ በእጅ የሚሰሩ የእጅ ጥበባትን ብንወስድ በአገር ባህል የሴቶችንም ሆነ የወንድ ልብሶችን በእጅ ጥልፍ በመስራት የምንገልፀው የጥበብ አይነት ነው።

ንግድ እና ግብይት ከምንለው አንዱ የዶሮ ንግድ ሊሆን ይችላል ። ዶሮ ብዙ ጊዜ በዓል በመጡ ሰዓት የሚያስፈልግ ነገር ስለሆነ በቤታችን ዶሮዎችን በማሳደግ ወስደን የምንሸጠው የግብይት አይነት ነው ።

የሀገር ባህል ላይ በእጅ የሚጠለፉ የጥልፍ አይነቶችን ብንመለከት የጥበብና የባህል ውጤት የሆነው የባህላችን የመስቀል ወይም ደግሞ የተለያዩ በፊት ቅርጽ የሚሠራ ጥለት ነው።

ሃይማኖትን በተመለከተ ለምሳሌ ጴንጤ ማነው ትክክል ነው ስትቀባጥር ሦስት ልደት ወዲህ የሚታይ ማንነትና ምንነት እና መንገድ በሽታው ስር ነው ብሎ የሚያስተምር. የሃይማኖት አካል ነው.

በጣም ብዙ ወጭ ከሚያስወጡና በጣም እሚያምር አደርጎ ከሚሰሩ መኖሪያ ቤቶች ወይም ደግሞ ከቤቶች ውስጥ አንደኛው ቢላ ቤት የሚጠራው ቤት ነው። ይህ ቤት ከላይ ተቀጣይ ባይኖረውም ግን መሬት ላይ በጣም ብዙ ክፍሎች እንድኖሩት እና በጣም አሪፍ ተደርጎ የሚሰራ የቤት አይነት ነው።

የሰው ልጅ የለት ተለት ከሚተዳደሩባቸው የስራ አይነቶች አንዱ ሊስትሮ ብንገልጸው፤ ሊስትሮ ብዙ ጊዜ በሕፃናት ይባላል እንጂ አዋቂም ሆነው በመሥራት እለት ተእለት የኑሮ ሁኔታቸውን የሚያስተዳድሩበት የስራ አይነት ነው።

ማስጌጥ ማለት አንድ ሰው የተለያዬ እቃ ሰርቶ የሰውን ልጅ እንዲስብ እና ወይም ገበያ እንዲውል ልማድረግ ማስጌጥ ለሚገባው ዉበት መስጠት ማለት ነው።

መዝናኛ እና መናፈሻ ስንል መዝናኛን ብንወስድ መጠጥ ወይም ሻይ ቡና እያልን የምናሳልፍበት ቦታ ነዉ።

ቤት የዘበኛ ቤት ልንል እንችላለን። የዘበኛ ቤት ሲሰራ ለንቃቱም ጭምር ተብሎ በቂ የሆነ ቀዝቃዛና የሚያነቃ አየር እንዲገባ ተደርጎ የሚሠራ የዘበኛ ቤት ነው።

አትክልትና ፍራፍሬ ከምንለው ዉስጥ አትክልት ለምሳሌ የሾርባ ቅጠልን ብንወስድ የሾርባ ቅጠል ሾርባ ዉስጥ የሚጨመር ብቻ ሳይሆን እንደማንኛዉም ሰላጣ ተከትፎ ቲማቲምና ቃሪያ ከሽንኩርት ጋር ተደርጎ ለምግብነት መዋል ይችላል።

መጠጦችን ለመግለጽ ቢፈለግ ከአልኮል ነፃ የሆኑ ከምንላቸው አንዱ ሶፊ የምንለው የመጠጥ አይነት ሲሆን ከአልኮል ነፃ ሆኖ ከንፁህ ገብስ የሚዘጋጅ ነው ።

ስፖርት ከምንለው ውስጥ የእግር ኳስን ብንወስድ አንድ ቡድን ከተቃራኒ ቡድን ጋር የሚያደርገው ግጥሚያ የኳስ ግጥሚያ የእግር ኳስ ጨዋታ ብለን ልንገልፀው እንችላለን።

ከግብርና ምርቶች አንዱ ጤፍ ነው። ጤፍ ብዙ ጊዜ በቆላማ አካባቢ ያሉ ገበሬዎች አምርተው ለምግብነት የሚዘጋጅ የህል አይነት ነው።

መጓጓዣ ከምንላቸው አንዱ ባህላዊ የሆነው ጋሪ ብንወስድ ጋሪ እቃወችንም ሆነ ሰው ከቦታ ቦታ ለማጓጓዝ የሚችል በሁለት እግር ጎማና በፈረስ ሀይል የሚንቀሳቀስ የተሽከርካሪ አይነት ነው።

ከጫማ ዓይነቶች አንበሳ ጫማን ብንገልጽ፤ አንበሳ ጫማ ብዙ ጊዜ ከጓዳ የሚሠሩ የሴት እና የወንድ ጫማዎች ምርት ነው። ጫማነቱን በጣም ጠንካራ እና ለረዥም ጊዜ የሚያገለግል ነው።

ስፖርት ከሚለው ውስጥ የገበታ ጨዋታ ከስፖርት አንዱ ሲሆን በጉድጓዶች ውስጥ ጠጠር ይሞሉ እና እነዛን እያሸጋሸጉ ከአንዱ አንዱ እያሞላሉ የምንጫወተው የጨዋታ አይነት ነው።

የሙዚቃ መሳሪያዎች አንዱ የሆነው ክራርን ብንወስድ ፤ክራር ለዘመናውም ለ ባህላዊም ማለትም ለቤተ ክርስቲያንም ለዘፈኑ መግለጫ መሆን የሚችል የሙዚቃ ምሳሪያ ነው።

ልዩ ልዩ መሳሪያዎች ክምንላቸው አንዱ የሽመና መስሪያ መሳሪያ ሲሆን ፤ በሽመና መስሪያ የአገር ባህል ልብሶችን ነጠላ ፣ ቀሚስ የሚሳሳለትን ለመሥራት የሚያገለግል ሽመና መሳሪያ ነው።

መፅሐፍ መፅሄት እና ጋዜጦች የሚለው ዉስጥ መፅሄትን ብንገልፅ ሃሳብን አጠር አድርግ በግጥም ወይም ደግሞ በትምህርት መልክ የሚዘጋጅ ነው መፅሄት ማለት::

ለማስታወቂያ ከምንላቸው ውስጥ አንዱ በቀላሉ የሸቀጣሸቀጥ ሱቅ ሊኖረን ይችላል እዚያ ሱቅ ላይ ምን ምን እንደሚሸጥ በዝርዝር ከመስኮታችን ላይ የምንለጥፈው ከማስታወቂያ ዘርፍ አንዱ ነው ::

የሱፐር ማርኬት ውጤቶች ከምንላቸው አንዱ የኒዶ ወተት ሲሆን ኒዶ ወተት ከዱቄት የተዘጋጀ ለህፃናትም ሆነ ለአዋቂ ሊያገለግል የሚችል የዱቄት ወተት ነው ።ህፃናትም ሆነ አዋቂዎች ይጠቀሙበታል።

መሰረተ ልማት ማለት የአንድ አካባቢ ወሳኝ ነገር የምንለው ነው ለምሳሌ የውሃን ዘርጋታ ብናወስድ በአንድ አካባቢ ወሳኝና አስፈላጊ የሆነ የሰው ልጅ ህይወት ማቆያ ስለሆነ የውሃ ዘርጋታ መሰረተ ልማት ብለን ማለት እንችላለን ::

ኤሌክትሮኒክስ ብለነ ከምንላችው ውስጥ አንዱ የልብስ ከውያ ነው። ብንውስድ የልብስ ካውያ የተለያዩ አይነት ልብሶችን ለማሳመሪያ የምጠቀሙበት ከቤት የኤሌክትሮኒክስ ዕቃዎች አንዱ ነው።

ከምግብ አይነቶች ገንፎን ብንገልጽ፡- ገንፎ ብዙ ግዜ ለቁርስ ወይም ለወላድ ሴት የሚዘጋጅ ሲሆን ፤ አዘገጃጀቱም ከገብስ ዱቄት ነው። ውሃ በማፍላት እላዩ ላይ እያሸን እስከሚበስል ድረስ ይዘጋጃል።

ከቤት እና ከዱር እንስሳት ከሚለው ውስጥ የቤት እንስሳት ብንገልጥ ዶሮን ብንወስድ ዶሮ እንቁላል በመጣል በውጤቷ በእንቁላል ውጤቷ ስንጠቀም ስጋዋን ደግሞ በማብሰል ለምግብነት እንጠቀምባታለን ።

የሰው ልጅ ከዚህ ምድር ላይ ሲኖር መሰረታዊ አገልግሎት ያስፈልገዋል ብለን የምንገልፃቸው ሶስት ነገሮች ናቸው። እነሱም፦ ምግብ፣ መጠለያ እና ልብስ ነው።

ታዋቂ መሪ ከምንላቸው በጣም የምንወዳቸው እና ቀድመው የነበሩ የአደው ካአመሪ ኔልሰን ማንዴላ ታዋቂ መሪ እንደነበሩ ይታወቃሉ። ለአገራቸውም ብዙ ዋጋ እና መስዋዕትን የከፈሉ ታላቅ መሪ የነበሩ አባት ናቸው።

መጓጓዣ እና ተሽከርካሪዎች ከምንላቸው ውስጥ ከተሽከርካሪ ሞተር ሳይክልን ብንገልፅ ብዙ ጊዜ ትራፊኮች ፈጥነው ለመድረስ የሚጠቀሙባት ባለ ሁለት እግር ጎማ ሁና ፈጣን የሳይክል አይነት ነች ።

ከመዋቢያ ወይም የውበት መጠበቂያዎች ከሆኑት ነገር ብንገልፅ የከንፈር ቀለም ነው ።ብዙ ጊዜ ከአለባበስ ጋር የሚሄዱ በተለያየ ከለር የምንጠቀምባቸው የከንፈር ቀለሞች ናቸው ።

ፀጉር ማለት በተለያየ ይገለፃል። ለምሳሌ የሴት ልጅ ፀጉር ውበቷ ነው ተብሎ በአባባል ይነገራል ።ስለዚህ የሴት ልጅ ፀጉር ውበቷ እና መለያዎ የሚሆነው በመተኮስ ወይንም ደግሞ ሹሩባ በመሠራት ሊሆን ይችላል።

ተፈጥሮ እና አካባቢ ብለን ስንገልፅ በተፈጥሮ ለምሳሌ ለከብቶች ተብሎ የሚተው የግጦሽ ስፍራ አለ። ያ ስፍራ በተፈጥሮ ለከብቶች ምግብ የሚሆነውን የሳር ውጤትን ብቻ የሚያበቅል ነው።

ማህበረሰብ እና ቤተሰብ ስንል የአንድ አካባቢ ማህበረሰብ ሊያስብለው የሚችለው የአካባቢው ባህል፣ አለባበሱ፣ አኗኗሩ፣ አመጋገቡ ሊሆን ይችላል።

በቤታችን ውስጥ ብዙ ጊዜ በጾም ወቅት የምናዘወትረው ምግብ አንድ ምግብ ቢኖር የምስር ወጥ ነው። የምስር ወጥ በክክ ምስርም ሆነ በድፍን ምስር በተለያየ መልኩ በቀይ ወይም በአልጫ የሚሰራ አይነት ምግብ ሲሆን ወጡ ከተሰራ በኋላ በራሳችን በባህል ምግባችን በእንጀራ እያደረግን እምንበላው አይነት የምግብ አይነት ነው።

ከማሽን አይነቶች አንዱ የሆነውን የልብስ ስፌት ማሽንን መውሰድ እንችላለን። የልብስ ስፌት ማሽን በቀላሉ በምንፈልገው ስፋት እና ጥበት ልብሳችንን ሰፍተን ልንለበስበት የምንችለው ነው።

የቤት እና የቢሮ እቃዎች ከሚለው ። የቢሮ እቃዎች ከሚለው የፅህፈት መሳሪያዎችን ብንወስድ አንድ የቢሮ ሰራተኛ ሊጠቀምባቸው የሚችለው ወረቀት እስክሪብቶ ሊኖረው ይገባል ።

ታዋቂ መሪዎች አባቶች ከምንላቸው አፄ ሚኒሊክን ብንወስድ አጼ ሚኒሊክ በአድዋ ጦርነት ጊዜ ተዋግተው ድል በማድረግ ኢትዮጵያን ከጣሊያን ጦርነት ነጻ የወጡ ተዋጊ አባት ናቸው ::

ኤሌክትሮኒክስ ከምንላቸው ውስጥ አንዱ ፍሪጅን ብንወስድ ፍሪጅ የቤት ዕቃ ነው። ከቤት ውስጥ ለቃነት ደሞ አልፎ ምግብ ለረጅም ጊዜ ለማቆያና ለማቀዝቀዣ የተለያዩ ምግቦችን ለማቀዝቀዣ ይጠቅማል።

የቤት እና የዱር እንስሳት ከሚለው ውስጥ ከሆነው አንዱን ብንገልጽ ነብር ነው። ነብር በጣም ቁጡ እና ኃይለኛ ከሮጠው ከምንም የማያመልጠው እንስሳ።

አትክልትና ፍራፍሬ ከሚለው ውስጥ ደግሞ ማንጎን ብንወስድ ፦ ማንጎ ከፍራፍሬ ውጤቶች አንዱ ሲሆን ጣፋጭና ለጤናችንም በጣም በቂ የሆነ እንክብካቤን ሊሰጠን የሚችል የፍራፍሬ አይነት ነው ።

አርማ ብዙ ጊዜ የምንጠቀመው ለዓይነቶች ውስጥ አንዱን ብንገልጽ የምርትና አገልግሎቶች መገለጫ አርማ ሊሆን ይችላል ይህም ያገኘነውን የምርት ውጤታችን የምንገልጽበት መለያ አርማ እንለዋለን ::

ዓርማ ለምሳሌ ባንዲራ ብቻ ሳይሆን አንድ ልብስ ስንገዛ ለልብሱ መለያ በትከሻችን ላይ ወይም ደግሞ ጎን ላይ በጨርቅ ተጽፎ የተለጠፈ አለ እሱን አርማ ልንለው እንችላለን።

ከሱፐር ማርኬት ውጤቶች ውስጥ አንዱ ለምሳሌ ብኖስድ ፓስታ ነው ። ፓስታ ለምግብነት የሚያገለግ ሲሆን በተለያዩ አይነት ስልስ ወይንም ደግሞ አትክልቶች ተሰርቶ ለምግብነት የሚሆን የሱፐር ማርኬት ውጤት ነው።

ከስፖርት አይነቶች ውስጥ የሳይክል ውድድር ብንዋሰድ አንዱ ከአንዱ በመሽቀዳደም ፈጥኖ በመግባትና በፔዳል እንቅስቃሴ ፍጥነቱ ውስጥ የሚለካ የስፖርት አይነት ነው።

ጌጣጌጥ ለሚለው ለምሳሌ የቤት ውስጥ ማስዋቢያ ገርግዳ ላይ የሚለጠፉ በስሜት መልክ ወይም ደሞ በስዕል መልክ የሚዘጋጁ የግርግዳ ጌጦችን መገለጫ ማድረግ ይቻላል፡፡

የቤትና የቢሮ እቃዎች የሚለው ውስጥ የቤት ዕቃ የሆነውን ብንወስድ የእንጀራ መጋገሪያ ምጣድ መግለጽ ይቻላል:: የእንጀራ መጋገሪያ ምጣድ ደግሞ ከቀይ የሸክላ አፈር ከሚባለው የሚሠራ ምግብ አብስሎ መብሊያ ነው ::

ቡና ቤቶችና ምግብ ቤቶች ቡና ቤት የሚለውን መግለጽ ቢያስፈልግ ምግብ ሳያካትት መጠጥ ነክ የሚሸጥበት ተብሎ መግለጽ ይቻላል።

መዝናኛ እና መናፈሻ ስንል የመናፈሻ ቦታዎች እ ብዙ ጊዜ የሰው ልጅ ወጣ ብሎ እራሱን ለማዝናናት ወይም ደግሞ ለሰርግ ክንዋኔ የሚውል ስፍራ ነው።

በሱፐር ማርኬት ከምናገኛቸው እቃዎች አንዱ ኢንዶሚን ነው። ኢንዶሚን ለፃናት ሆነ ለአዋቂ በአጭር ሰዓት ውስጥ ተዘጋጅቶ ለምግብነት የሚውል የምግብ ዓይነት።

ሥራን ስንገልጸው 1 ሰው የዕለት ተዕለት ተግባሩን የሚያከናውንበት ውይም የኑሮ ሂደቱን የሚያስኬድበት የአኗኗር ዓይነት ነው እንጨት በመስበር ሊሆን ይችላል፣ ልብስ በመስፋት፣ እንጀራ በመጋገርም ሊሆን ይችላል እነዚህ በሙሉ በስራ ይገለጻሉ።

አትክልትና ፍራፍሬ ከምንለዉ ውስጥ አብሃብን መውሰድ እንችላለን ሀብሃብ ውስጡ ብዙ የሆነ የውሃ ይዘት ያለው ፍራፍሬ ሲሆን በተለያየ ለምሳሌ በኩላሊት ጤና የሚመከር የፍራፍሬ አይነት ነው ::

ጌጣጌጥ የምንላቸው ለምሳሌ የሴቶች መዋቢያ የሆነ አንዱ አካል ከሆነው የጆሮ ጌጥ ልንወስድ እንችላለን። ጆሮ ጌጥ የሴት ልጅ የምታጌጥበት መዋቢያ አንዱ የሆነው የጆሮ ጌጥ ነው።

ስራ የሚለውን ስንገልፀው የሰው ልጅ የእለት ከእለት እንቅስቃሴውን ምን አይነት መልኩ እንደ ዋለ የሚገልጽበት የአኗኗር ዘቢይቤ ሲሆን አንድ ሰው ለምሳሌ የቀን ስራ ሲሰራ ከዋለ ዛሬ የቀን ስራ ስሰራ ውያለሁ ብሎ ሊገልጽ ይችላል።

ከሱፐር ማርኬት ምርቶች አንዱ ሩዝን ብንወስድ የሩዝ አይነቶች ብዙ ናቸው። የሃገር ውስጥ እና የውጭ ተብለው ለምግብነት የሚዘጋጂ የሱፐር ማርኬት ውጤት ነው።

መዋቢያዎች ወይም የውበት መጠበቂያ ከምንላቸው አንዱ የአይን ኩልን ብንወስድ የአይን ኩል በድሮ ጊዜ እናቶች ስርኩል ብለው የሚያዘጋጁት አሁን ደግሞ ዘመናዊ በእርሳስ መልክ የተዘጋጀ ነው ።አይናችን ቅንድብ ላይ ወይም ሽፋሽፍት ላይ በመቀባት የአይናችንን ውበት የምንጨምርበት የውበት መጠበቂያ ነው።

ባንድራን ለመግለጽ ስንሞክር ለምሳሌ መንገድ ስራ የሚሰሩ ሰዎች ይሄ መንገድ ዝግ ነው ብለው ለመግለጽ እዛ ቦታ ላይ ያንን ስራ እየሰሩ እያሉ ደህንነትን ለማስጠበቅ ምልክት በመስጠት የሚያገለግሉ ሰዎች አሉ ምልክት የሚሰጡበት ባንድራ ይባላል።